ኮንትሮባንድ ንግድ ይህ ከንግድ አይነቶች ውስጥ አንድኛው ሲሆን ይህ ንግድ አንድኛውን እቃ ወደሌላኛው ስናዘዋውር በመንግሥት ፍቃድ ውጪ የሚደረግ ነው። ይህ ንግድ ለምን ከመንግሥት ፈቃድ ውጪ እንደሆነ ተናገሩ?

ሽቶ ሽቶ ከሱፐር ማርኬት ምርቶች ውስጥ አንደኛው ሲሆን ሽቶ የተለያዩ መአዛዎችን ለሰው ልጅ የሚሰጥ እቃ ነው።

እጀራ ከምግብ አይነቶች ውሰጥ ይህ በኢትዮጽያ ውስጥ የሚገኝ ነምግብ ከይሁዳም ጭነት ነው ይህ የምግብ አይነት ከምን እደሚሰራ እና እዴት አርገን መስራት እደምንችል በመግለፅ አብራሩ?

የጣና ዳርቻና ደረጃዎች መካከልና መናፈሻ የሚጠቀሱ የሀገሪቱልና በየትኛው ክልል እንደሚገኝ ተናገር።

እግር ኳስ እግር ኳስ ከስፖርት አይነቶች ውስጥ አንደኛው ሲሆን ይህ እስፖርት ደቡብ 2 ተጫዋቾችንና በመከባል የምትጫወቱ የጨዋታ አይነት ይህ ጨዋታ ለመሆኑ ስንት ዳኞች አሉት

ፍቅር እስከ መቃብር ፍቅር እስከ መቃብር ይህ መጽሐፍ በኢትዮጵያ ውስጥ ካሉ ታዋቂ ልብ ወለዶችና ኢትዮጵያውያን ካነበቧቸው ልብ ወለዶች መካከል የሚጠቀስ ነው የልብ ወለድ በአስቱ ላይ ምን ማን ማንን ግፀ ባህርያት ይዟል?

የስራ ማስታወቂያ ይህ የማስታወቂያ አይነት ሲሆን የስራ ማስታወቂያ ደግሞ ሰዎች ስራ ለመቅጠር ሲሉ የሚያወጡት የማስታወቂያ አይነት ነው። ይህን ማስታወቂያ ለመሆኑ ማን ማን ሊያወጡት እና ምን አይነት ድርጅቶች ሊያወጡት ይችላሉ?

ጎመን ከአትክልት ዓይነቶች ውስጥ አንድኛው ሲሆን ይህ ጎመን የተለያዩ የበካከል ስልቶች እና የተለያዩ የጎመን አይነቶች አሉ። እነዚህ ከጎመን አይነቶች ውስጥ የመታውቋቸውን ዘርዝሩ?

የማህበራዊ ጉዞ ይህ የጉዙ አይነት ደግሞ ከአንድ አካባቢ ወደ ሌለ አካባቢ ሰዎች በአንድ ሆኑ ለአንድ መስሉ የሚጓዙት የማህበራዊ ጉዞ አይነት ይህንን ጉዞ ለምን ሊደርጉት ይችላሉ?

ኦዴፓ በኢትዮጵያ ውስጥ ካርሉ ቀደምት የኢትዮጵያ ፖለቲካ ፓርቲዎች ውስጥ አንድኛ ነው። ቢህ የፖለቲካ ፓርቲ ቤትኛው ክልል እና በትኛው አካባቢ እንዲሚገኝ ግለጹ?

አርቲፊሻል ጥርስ ሰዎች ለጌጣ ጌጥነት ከሚጠቀማቸው የጥርስ አይነቶች ውስጥ አንዱ ነው ወይም የጌጣ ጌጥ ዓይነት ነው ይህ ጌታ ጌጥ ከምን ከምን ሊሠራ ይችላል?

ፖስታ ከሱፐር ማርኬቶች ምህርቶች መካከል አንድኛው ሲሆን ይህ የሱፐር ማርኬት ትምህርት በፋብሪካዎች የሚመረት እና ከስንዴ እንዲሁም ከበቀሉ የሚሊዮን ል የሚመረት ነው፡፡ ይህ የፓስታ ምርት ለምግብነት እንዴት ተደርጎ ተሰርቶ እንደሚውል በመግለጽ አብራራ?

አሴትወድሮስ በኢትዮጵያ ውስጥ ታሉ ታዋቂ መሬዎች ና ጀግ ና የኢትዮጵያ ዜጎች ውስጥ አንድኛው ነው ይህ አሴቲወድሮስ ዲል የተነሳበት የእራሳቸውን ያጠፉበት ስፍራ ማን በመንባሪ ይታወቀን

ቴዳፍሮበኢትዮጵያ ውስጥ ከሚገኙ እንጎ የሙዚቃ ሥራዎችን ከሰሩ ሙዚቀኞች መካከል አንድኛው ነው ይህ ሙዚቀኛ ከሠራቸው እና አይድረስ ከሚባሉ ሙዚቃዎች መካከል ተናገሩ

ፕሮቴስታንት እምነት በኢትዮጵያ ውስጥ ከሚገኙ ሃይማኖቶች ውስጥ አንድኛው ሲሆን ይህ ሃይማኖት በግ እንዴት ከኢትዮጵያ ኦርቶዶክስ እምነቱ ጋር ሊላይ እና በምን መንገዶች ሌላዩ እንደሚችሎ ጠቀሱ?